የአስፓልት መንገዶችን መገንባት ትልቅ ትርጉም ያለው ስሆን፤ ይህ ደግሞ ሰዎች ከቦታ ቦታ በቀላሉ እንድቀሳቀሱና እንድሁም ደግሞ የታክስዎችህ የነዳጅ መጠናቸው አንስተኛ የነዳጅ መጠን እንድጠቀሙ የሚረዳን ነው።

አናናስ ከሱፐር ማርኬት ምግቦች ውስጥ አንዱ ሲሆን ይህ ደግሞ ለተለያዩ የጣፋጭነት ምግብ መስሪያነት የሚጠቀምበት የሱፐር ማርኬት ዕቃ ነው።